ይህ በምስሉ ላይ የምንመለከተው ልብስ ተማሪዎች ሲመረቁ ወይም ለከፍተኛ ማእረግ ሲደርሱ የሚሰጣቸው እና የሚለብሱት ሲሆን ይህን የለበሰችው ሴት ወይስ ወንድ ይመስላችኋል?

እነዚህ በምስሉ ላይ የምንመለከታቸው ሴቶች ሀይማኖታዊ ቦታ ላይ ያሉ ሲሆኑ በእጃቸው የያዙት የሚያበራ ነገር ምን ተብሎ የሚጠራ ይመስላችኋል?

እነዚህ በምስሉ ላይ የምንመለከታቸው ሰዎች ጥገና ላይ ያሉ ይመስላሉ::ተዳያ እነዚህ ሰዎች የምን ጎማ የሚጠግኑ ይመስላቹሃል?

ይህ በምስሉ ላይ የምታዩት ሰዉየ ጸጉሩ ሉጫ ሲሆን ፤ ምን አይነት ማስታወቂያ እየሰራ ነው ፤ ወይንስ ደሞ ጸጉር ቤት ጸጉሩን ሊቆረጥ ነው። የትኛው ይመስላችኋል?

እዚህ በምስሉ ላይ የምንመለከተው ሰውዬ መሪ ሲሆን ይህ መሪ መች እና በማን ጊዜ ሲመራ የነበረ ይመስላችኋል?

እነዚህ በምስሉ ላይ የምንመለከታቸው የተወጠረ የበግ ወይም ደግሞ የበሬ ቆዳ የተሰራ ሙዚቃ መጫወቻ ስሙ ምን የሚባል ይመስላችኋል?

እነዚህ በምስሉ ላይ የምንመለከተው ብዙ ሰው በተሰበሰበበት ሁለት ሴቶች የአለባበስ ሥርዓታቸውን ለማሳየት ሲንቀሳቀሱ የሚያሳይ ነው:: ታዲያ ይህ እንቅስቃሴ የምን እንቅስቃሴ ይመስላችኅል::

በምስሉ ላይ የምንመለከተው ብዙ እንጀራዎች ሞሰብ ላይ ተደርገው ነው። እና እንጀራው የጤፍ ነው ወይስ የምንድን ነው?

ይህ በምስሉ ላይ የምንመለከተው ልብስ ሰዎች ከተመረቁ በኋላ የሚለብሱት ልብስ ነው። ታዲያ የዚህ ሰውዬ ይህን ልብስ የለበሰው ሰውዬ እንዴት ማወቅ እንችላለን?